የንጽህና ልማድ እጅን መታጠብ አፍን መሸፈን እና ንጽህናን መጠበቅን የመሳሰሉ የጤና ልማዶችን ያስተምራል ይህም የልጆችን ጤና ለመጠበቅ አስፈላጊ ነው።

የሙያ ምክር ለተማሪዎች ስለተለያዩ የሙያ መስክ ግንዛቤ መፍጠር ያስፈልጋል። ዩኒቨርስቲ ለመግባት ሲያስቡ ወይም በቀጥታ ወደ ስራዉ አለም የሄዱ ትክክለኛውን እንዲመርጡ የሙያ ምክር ያገኛሉ።

ስራ ፈጠራ የራስን ስራ የመፍጠርና የማስኬድ ክህሎቶችን ያጎለብታል ተማሪዎች ከተመረቁ በኋላ በራሳቸው በመተማመን አነስተኛና መካከለኛ ንግዶችን እንዲመሩ ይደግፋል።

ራስን መቻል ወጣቶች በራሳቸው በመተማመን ለወደፊቱ ሂወታቸው የሚያስፈልገውን ሙያ እንዲጨብጡ ያግዛል። ከሌሎች እርዳታ ሳይጠብቁ እራሳቸውን እንዲችሉ የሚያስችል መሰረት ይጥላል።

መደበኛ ያልሆነ ትምህርት ለመደበኛ ትምህርት ከሚያስፈልገው ወጪ አነስተኛ ነው። በአብዛኛው በፈቃደኝነት ላይ የተመሰረተ በመሆኑ እና ውድ የሆኑ መገልገያዎችን ስለማይጠይቁ ውስን ሀብት ባላቸው ማኅበረሰቦች ዘንድ ተመራጭ ነው።

ዜግነትና ስነምግባር ተማሪዎች ሃላፊነት የሚሰማቸውና ንቁ ዜጋ እንዲሆኑ ያዘጋጃል ስለ ሀገር ፍቅር ስለ ዲሞክራሲ ስለ የህግ የበላይነት እና ስለማህበራዊ መስተጋብር ያስተምራል ይህም የማህበረሰቡን ሰላም ያረጋግጣል።

ወሳኝ አስተሳሰብ ውስብስብ ሃሳቦችን የመጠን የመገምገምና የራሳቸውን አቋም በምክንያት ችሎታን ያዳብራል ተማሪዎች ጥያቄ የመጠየቅን ልምድ እንዲገነቡ ይረዳል።

አካላዊ ምቹነት ተሽከርካሪ ወንበር ለሚጠቀሙ ተማሪዎች ደረጃ የሌለበት እና ምቹ የሆነ አካባቢ አለው። ልዩ የመጸዳጃ ቤቶችንና የመመርያ ክፍሎችን በማዘጋጀት ደህንነታቸውን ያረጋግጣል።

በጨዋታ መማር በጨዋታ ላይ የተመሰረተ ትምህርት ዋነኛው የማስተማሪያ ዘዴ ነው ልጆች በደስታ እንዲማሩ እንዲያስሱ እና በዙሪያው ያለውን ዓለም በነፃነት እንዲመረምሩ ያበረታታል

በራስ መተማመን ተማሪዎች በራሳቸው የመተማመን ስሜት እንዲገነቡ እና ሀሳባቸውን በድፍረት እንዲገልጹ ያግዛል። ይህም ሰዎች ለቀጣይ ህይወት ደረጃቸው ስኬት ወሳኝ የሆነ ሚና ይቀርፃል።

የምግብ አቅርቦት የትምህርት ቤቱ ክፍት ወይም የምግብ ማስጫ ቦታ ተማሪዎች ጤናማ ምግብ እና መክሰስ እንዲያገኙ ያስችላል። በቂ ምግብ በመገብ ትኩረት እና የመማር ብቃታቸውን ይጨምራል የተመጣጠነ ምግብ ወሳኝ ነው።

ለመዝገብ ቤት ተግባር ለረጅም ጊዜ የሚቆዩ ጠቃሚ የመንግሥት ሰነዶች እና የግል ማኅደራት የሚቀመጡበት ነው። ቤተ መጽሕፍት እንደ ቤተ መዛግብት ሆነው በማገልገል ታሪካዊ መረጃዎች እንዳይጠፉ ይከላከላል።

አጠቃላይ ትምህርት ገና በለጋ እድሜያቸው የመማር ችግር ያለባቸውን ተማሪዎች ለመለየት ያስችላል። ቀድሞ በማወቅ ተገቢውን ድጋፍ በመስጠት ሁሉም ተማሪዎች ትምህርታቸውን በተመሳሳይ ደረጃ እንዲከታተሉ ይረዳል።

የሥርዓተ ትምህርት ወጥነት በመላው ሀገርየቱ ያሉ የትምህርት ቤቶች ወጥነት ያለው ሥርዓተ ትምህርት እንዲጠቀሙ ያደርጋል። ይህ የትምህርት ጥራትን በመጠበቅ ተማሪዎች ከቦታ ቦታ ቢዙዋወሩም ተመሳሳይ ዕውቀት እንዲያገኙ ያደረጋግጣል።

ሁለተኛ ደረጃ ትምህርት ወላጆች የተማሪዎችን ዕድገት እንዲከታተሉ እና በትምህርት ቤቱ እንቅስቃ ሴዎች እንዲሳተፉ ያበረታታል። በቤት ውስጥ ለጠናት ምቹ ሁኔታ በመፍጠር እና በመደገፍ የተማሪዎችን ውጤት ማነት ለማሳደግ ይሠራል።

የተለያዩ እክሎች መስማት ለተሳናቸው ማየት ለተሳናቸው ወይም የአእምሮ ዝግመት ላለባቸው ተማሪዎች ተስማሚ የመማሪያ አካባቢ ይሰጣል። እንደ ብሬል እና የምልክት ቋንቋ የመሳሰሉ ዘዴዎችን ይጠቀማል።

አለም። አቀፍ ትስስር ከአለም አቀፍ ዩኒቨርሲቲዎች ጋር የባለሙያዎች እና የተማሪዎች ልውውጥ ያደርጋል። ይህ ተማሪዎች አለም አቀፍ ልምዶችን እንዲያገኙ እና የአለምን የስራ ገበያ መስፈርት እንዲያውቁ ይረዳናል።

ተሰጥዖ ልማት ከክፍል ውጭ ባሉ እንቅስቃሴዎች እንደ ጥበብ እና ክበቦች እንዲሳተፉ ያበረታታል ይህም የተደበቁ ተሰጧቸውን እንዲያወጡና የአካል ብቃታቸውን እንዲያሳድጉ ይረዳል

ግንኙነት ባለሙያዎች ከደንበኞቻቸው ወይም ከተማሪዎቻቸው ጋር ውጤታማ በሆነ መንገድ እንዴት መግባባት እንዳለባቸው ያሰለጥናል። ይህም የስራ ውጤታማነትን ያሳድጋል።

ግንኙነት መፍጠር ተማሪዎች ከወደፊት አሰሪዎቻቸውና የስራ ባልደረቦቻቸው ጋር ጠንካራ ግንኙነት እንዲመሰረቱ ይረዳል። ለስራ እድል በር ይከፍታል።

ቴክኖሎጂ በዘርፉ ውስጥ ጥቅም ላይ የሚወሉ የላቁ ቴክኖሎጂዎችን እና ሶፍትዌሮችን በአግባቡ መጠቀምን ያጎለብታል። ለምሳሌ ኢንጂነሮች ልዩ የሆነ የንድፍ ፕሮግራሞችን እንዲያውቁ ይረዳል።

ማህበራዊ ግንኙነት ልጆች ከተለያዩ ዳራዎች ከሚመጡ እኩዮቻቸው ጋር የሚገናኙበት እና የሚግባቡበት ነው። የመጋራት ፣የመጫወት እና የማህበረሰባዊ ትስስር ክህሎቶች በመገንባት የግል ማንነቶቻቸውን ይቀርፃል።

የብድር አገልግሎት መጽሐፍትንና ሌሎች የማጣቀሻ ቁሳቁሶችን አባላት በነጻ እንዲጠቀሙበት ያመቻቻል፤ ይህም ግለሰቦች ብዙ ወጪ ሳያወጡ መረጃ እንዳገኙ ያስችላል።

የቅድመ ድጋፍ ገና በለጋ እድሜያቸው ልዩ ፍላጎት እንዳለባቸው በተለዩ ህፃናት ወዲያውኑ ድጋፍ ይሰጣል። ቀደም ብሎ ድጋፍ ማግኘትየአእምሮ እና የአካል መዘግየትን ለመቀነስ ወሳኝ ነው።

ዜግነት የዜግነት መብትና ግዴታዎችን የመከባበር እና መተባበርን አስፈላጊነት ያስተምራል ተማሪዎች በማህበረሰቡ ውስጥ ሀላፊነት የሚሰማቸው እንዲሆኑ ያዘጋጃል።

መሰረታዊ ክህሎት የመጀመሪያ ደረጃ ትምህርት በህፃናት ህይወት ውስጥ የማንበብ ፣የመፃፍ እና የመቁጠር መሰረታዊ ክህሎቶችን የሚገነባ ወሳኝ ደረጃ ነው። ለቀጣይ የትምህርት ደረጃ መሰረት በመጣል የአካዳሚክ ህይወትን ይጀምራል።

የስሜት ህዋሳት! የስሜት ህዋሳት ማስተካከያ ችግር ላለባቸው ህፃናት ይረዳናል። እንደ ልዩ የመብራት ሁኔታወች እና ፀጥታ የሰፈነበት የመማሪያ ክፍልን የመሳሰሉ ምቹ አካባቢን ይፈጥራል።

አጠቃላይ እውቀት/ጄነራል ሳይንስ አካባቢና ተፈጥሮን፣ ስለ ማህበራዊ ትምህርቶች፣ ታሪክና ጂኦግራፊ እና ስነምግባር መሰረታዊ እውቀቶችን ይሰጣል፤ ሰፊ ግንዛቤ እንዳገኙ ያግዛል።

መብት መጠየቅ ተማሪዎች መብቶቻቸውን እና የሚያስፈልጋቸውን ድጋፍ በግልጽ እንዲጠይቁ ያሰለጥናል ይህም ወደፊት በህይወታቸው ውስጥ ራሳቸውን ችለው እንዲኖሩ ወሳኝ ነው።

ማህበራዊ ውህደት ተማሪዎች ከሌሎች ጋር ያላቸውን ግንኙነት የሚያጠናክሩ ማህበራዊ ክህሎቶችን ይማራሉ። ይህም ከትምህርት ቤት በኋላ በማህበረሰቡ ውስጥ ራሳቸውን ችለው እንዲኖሩ ወሳኝ ድጋፍ ያደርጋል።

የድጋፍ ክፍል ከመደበኛው ክፍል በተጨማሪ የተወሰነ ጊዜ ተጨማሪም ድጋፍ የሚያገኙበት ልዩ የመገልገያ ክፍል ይኖራቸዋል። ይህም በተወሰኑ ትምህርቶች ላይ ትኩረት እንዲያደርጉ ያስችላቸዋል።

አፍ መፍቻ ቋንቋ ትምህርቱ በአብዛኛው የሚሰጠው በአፍ መፍቻ ቋንቋ ሲሆን ይህም ህጻናት በቀላሉ እንዲረዱት ያደርጋል። ከዚያ በኋላ ወደ ብሔራዊ ቋንቋዎች እንዲሸጋገሩ ያግዛል።

የወላጅ ስልጠና ወላጆች የልጆቻቸውን ሁኔታ በቤት ውስጥ እንዲደግፉ የሚያስችል ስልጠና እና መመሪያ ይሰጣል። ይህም የትምህርቱ ውጤት የቤተሰብ ድጋፍ እንዲጠናከር ያደርጋል።

የስርዓተ ፆታ እኩልነት በወንዶች እና ሴቶች ልጆች መካከል የመማር እድል እኩልነ። እንዲኖር ይጥራል። ሁለቱም ፆታዎች ሁሉንም የትምህርት አይነቶች በእኩልነት እንዲከታተሉ በማበረታታት ይደግፋል።

የመገልገያ ሀብት እንደ የላቁ ቤተመጻሕፍት፣ ላቦራቶሪዎች እና ዘመናዊ መገልገያዎችን የመሳሰሉ ሀብቶችን ያቀርባል ይህም ተማሪዎች ለምርምር ስራቸው የሚያስፈልጋቸውን ሁሉ እንዲያገኙ ያግዛል።

እውቀት ልውውጥ ለሌሎች መደበኛ ትምህርት ቤቶች ስለ ልዩ ፍላጎት ተማሪዎች የማስተማር ዘዴዎች እውቀትና ልምድን ያካፍላል ይህም በሌሎች ትምህርት ቤቶች ውስጥ የልዩ ትምህርትን ጥራት ለማሳደግ ይረዳል።

ሰብዓዊ መብት የመጀመሪያ ደረጃ ትምህርት የብዙ ሀገራት እንደ መሰረታዊ ሰብዓዊ መብቶች የግዴታ ትምህርት ተደርጎ ይወሰዳል። ሁሉም ዜጋ የእኩልነት እድል እድል እንዲያገኝ ትልቅ መሰረት ነው።

ጤናና ንጽህና ስለ ንጽህና አጠባበቅ እና ጤናማ አመጋገብና የአካባቢ ጥበቃ መሰረታዊ እውቀቶችን ያስተምራል። ጤናማ የአኗኗር ዘይቤ እንዲከተሉ በማበረታታት አካላዊ ደህንነታቸውን ይደግፋል።

መሸጋገሪያ ደረጃ ልጆች ከልጅነት ወደ ወጣትነት የሚሸጋገሩበት ዋነኛ የመማር ደረጃ ነው። ለወደፊት ይወታቸውና ለስራ ዓለም መዘጋጀት የለውጥ ወቅት ነው።

የእድሜ ክልል በትምህርቱ ስርዓት ውስጥ የሚሰጥ የመጀመሪያው የረጅም ጊዜ የትምህርት ክፍል ነው። በአብዛኛው ከሰባት እስከ አስራአራት አመት ባለው የዕድሜ ክልል ለሚገኙ ተማሪዎች ይሰጣል። ለሁለተኛ ደረጃ ትምህርት ያዘጋጃል።

አስተሳሰብ ቀላል ጥያቄዎችን በመጠየቅ፣ ነገሮችን በመለየት እና በማወዳደር ምክነያታዊ አስተሳሰብ እንዲጀምሩ ያበረታታል። መረጃን ከውሸት የመለየት፣ የመረጃውን ክህሎት ይገነባል።

የማህበረሰብ አዳራሽ ለስብሰባዎች ፣ለስልጠናዎች እና ለተለያዩ የህዝብ ዝግጅቶች የሚያገለግል የማህበረሰብ ማእከል ነው። ሰዎች ተገናኝተው ሀሳብ የሚለዋወጡበት እና አዲስ ክህሎት የሚማሩበት ቦታ ነው።

መቋቋም ተማሪዎች የአእምሮ እና የአካል ችግሮቻቸውን ተቋቁመው ለመኖር የሚያስችሉ ክህሎቶችን ይማራሉ። በራሳቸው ችለው ለመኖር የሚያስችል ውስጣዊ ጥንካሬ እንዲገነቡ ይረዳል።

ባለሙያዎች በልዩ ትምህርት የሰለጠኑ መምህራን፣ የስነ ልቦና ባለሙያዎች እና የፊዚዮ ቴራፒ ባለሙያዎች ይገኛሉ። እነዚህ ባለሙያዎች የተማሪውን ልዩ ፍላጎት በመረዳት ተገቢውን የማስተማር ዘዴ ይተገብራሉ።

የንባብ ልምድ ማንበብና የተለያዩ ፕሮግራሞችን ያዘጋጃል ለህፃናት የተረት ጊዜዎች የንባብ ክበቦችን በማቋቋም የማንበብ ልምድን ይገነባል

አምስተኛ የክፍል መጠን አነስተኛ የተማሪዎች ቁጥር በክፍል ውስጥ እንዲኖር በማድረግ እያንዳንዱ ተማሪ ደቂቃ ይሰጣል ይህ መምህራን ለእያንዳንዱ ልጅ የግል ድጋፍ እንዲያቀርቡ ያስችላቸዋል

እውቅና ማግኘት የተሰጠው ትምህርት ለሙያ ስራ ብቁ የሚያደርግ መሆኑን በሙያ ብቃት አካላት እውቅና ማግኘቱን ያረጋግጣል።

ኢንተርኔትና ኮምፒውተር፤ የኢንተርኔት እና ኮምፒዩተር አገልግሎቶችን ለህዝብ በነጻ ያቀርባል። ይህም የዲጂታል ክፍተቱን ለመሙላት እና ቴክኖሎጂ ለምርም ስራ እንዲጠቀሙበት ያግዛል።

ጸጥታ የሰፈንበት ቦታ ለተማሪዎች ለተመራማሪዎችና የዝብ ብዛት ያለ እና ምቹ የንባብና የጥናት ቦታ ነው ከቤትና ከስራ ውጣ ውረድ ርቀት ትኩረት ሰብስበው እንዲያጠኑ ያግዛል

የዲግሪ ማረጋገጫ የተማሪዎች የመጀመሪያ ባችለር ሁለተኛ ማስተርስ እና ሶስተኛ ዶክትሬት ዲግሪዎችን ይሰጣል። ይህ የትምህርት ማስረጃ በአለም አቀፍ ደረጃ በሙያዊ ብቃት እውቅና ለማግኘት መሰረት ነው።

ተጠያቂነት ለትምህርት ዘጌቶ ዓለም ጣት እና በክፍል ውስጥ መገኘትን ያስተምራሉ ይህም ልጆች ለወደፊት ይወታቸው የሚያስፈልጋቸውን ስሜት እና የጊዜ አጠቃቀም ልምድ እንዲገነቡ ያግዛል

ልዩ ፋኩሊቲዎች እንደ ምህንድስና ፣ህግ ፣ግብርና እና ስነጥበብ የመሳሰሉ በሙያ የተከፋፈሉ ፋኩሊቲዎችን ያቀፈ ነው። ይህም ተማሪዎች በመረጡት ዘርፍ ከፍተኛ ባለሙያ እንዲሆኑ ልዩ እድል ይፈጥራል።

ቀላል ምርምር ለቤት ሥራ ወይም ለፕሮጀክት ሥራ ቀላል መረጃዎችን ከቤቴ መፃህፍት ወይም ከቤተሰብ እንዲሰበስቡ ያበረታታል የጥናትና የመረጃ ፍለጋ የመጀመሪያ ክህሎት ይገነባል

የሙያ ምክር ስለተለያዩ የስራ አማራጮችና የሙያ መስኮች ትምህርታዊ ምክር ይሰጣል። ተማሪዎች የራሳቸውን ፍላጎትና ችሎታ ከገበያው ፍላጎት ጋር በማገናኘት የህይወት ዕቅድ እንዲያወጡ ያደርጋል።

የእድሜ ልክ ትምህርት ሙያዊ ትምህርት አንድ ጊዜ ብቻ የሚጠናቀቅ ሳይሆን በይወት ዘመን ሙሉ የመማር ቁርጠኝነትን የሚፈልጉ ሙያዊ ጥራትን ለመጠበቅ ራሳቸው እንዲያሻሽሉ ይገፋፋል።

ግላዊ እቅድ ለእያንዳንዱ ተማሪ ግላዊ የትምህርት ዕቅድ በመቅረፅ እንደ ፍላጎቱ እና ችሎታው እንዲማር ያስችላል። ይህም ከሌሎች ተማሪዎች ጋር ሳይወዳደር በራሱ ፍጥነት እንዲያድግ ያደርጋል።

ሙያዊ ዝግጅት የአካል ጉዳት ላለባቸው ተማሪዎች ሊሰሩት የሚችሉትን ፈተናዎች ይሰጣል ይህም ከተመረቁ በኋላ የስራ እድል እንዲያገኙና በኢኮኖሚ ነፃ እንዲሆኑ ያግዛል።

የቡድን ስራ የልዩ ትምህርት ባለሙያዎች የጤና ባለሙያዎች የንግግር ህክምና ባለሙያዎች ቡድን ሆነው ተማሪዎችን ይደግፋሉ ይህም የህክምና እና የትምህርት አገልግሎትን በአንድ ላይ ያጠቃልላል

ቅርስ ጥበቃ የአካባቢ ታሪክ ባህል እና ልዩ ሰነዶችን በማስረጃነት በማደራጀት ይይዛል። ይህ ትውልዶች ያለፈውን እውቀት እና የቅርስ መረጃ እንዳይጠፋ ይረዳናል።

ቤተ መጻህፍት መጽሐፍትን ጋዜጦችን መጽሔቶችና ድርጅታል መረጃዎችን ሰብስቦ የሚያደራጅ ነው ለሁሉም የህብረተሰብ ክፍል እውቀትን ምርምርና የመማር እድልን በኩልነት ይሰጣል

የማጣቀሻ ድጋፍ የሰለጠኑ የመረጃ ባለሙያዎች ተጠቃሚዎች የሚፈልጉትን መረጃ እና የምርምር ምንጮችን እንዲያገኙ ይረዳሉ የጥያቄዎቻቸውን ትክክለኛ ምላሽ ያመለክታሉ።

የማህበረሰብ አገልግሎት ተማሪዎችና መምህራን የተማሩትን ለማህበረሰብ አገልግሎት እንዲያው ያበረታታል፤ ለጤና ለትምህርት እና በኢኮኖሚ ዘርፍ ውስጥ ላሉ የአካባቢ ችግሮችን ለመፍታት ይረዳል።

ልዩ ትምህርት ቤቶች የአካል፣ የስሜት ወይም የአእምሮ እክል ላለባቸው ተማሪዎች የተዘጋጁ ናቸው። ለየግላቸው የሚስማማ ስርአተ ትምህርት እና ልዩ የድጋፍ መገልገያዎችን በመጠቀም ሙሉ አቅማቸውን እንዲያወጡ ያስችላል።

ቋንቋ ልማት ተማሪዎች በአፍ መፍቻ ቋንቋቸው በቅልጥፍና እንዲያነቡና እንዲጽፉ ያጎለብታል፤ ይህም የመማሪያ መጽሐፍትን ለመረዳትና ሀሳባቸውን በጽሁፍ ለመግለጽ እንዲችሉ የሚያስችላቸው ዋና መሳሪያ ነው።

እራስን መገምገም ባለሙያዎች የራሳቸውን የስራ አፈጻጸም ድክመትንና ጥንካሬ በየጊዜው ያበረታታል ራስን የማሻሻል ሂደቱን አበረታታት የሙያውን ጥራት ያረጋግጣል።

ተሰጡ ያላቸው ለየት ያለ ከፍተኛ የማሰብ ችሎታ እና ተሰጥቶ ያላቸው ተማሪ ዎች ልዩ ፕሮግራሞችን ያቀርባል በፍጥነት እንዲማሩ እና የላቀ አቅማቸውን እንዲያወጡ ያግዛል

ስሜታዊ ድጋፍ ተማሪዎች በልዩ ሁኔታቸው ምክንያት የሚያጋጥሟቸውን የስሜት እና የስነልቦና ችግሮች እንዲያስተዳድሩ ይረዳናል። በመተማመን ላይ የተመሰረተ የድጋፍ ስረዓት ያቀርባል።

መደበኛ ውህደት ተማሪዎችን አስፈላጊውን ድጋፍ ከተሰጠ በኋላ ወደ መደበኛ ትምህርት ቤቶች እንዲሸጋገሩ ያበረታታል። ይህም እኩልነት እድል እንዲያገኙ እና ከሌሎች ጋር እንዲቀላቀሉ ይረዳናል።

የምርምር ማዕከል ትኩረቱ ያለውን እውቀት ከማዳበር ባሻገር አዳዲስ መረጃዎችን እና ግኝቶችን በመፍጠር ላይ ነው ተማሪዎች ለችግሮች መፍትሄ የሚሰጡ ጥልቅ ምርምሮችን እንዲያካሂዱ ያበረታታል።

ውስብስብ ችግር መፍታት ከቀላል እውቀት ባሻገር ውስብስብ የሆኑ ችግሮችን በሳይንሳዊ እና በሎጂካዊ መንገድ የመፍታት ችሎታን ያጎለብታል። ተማሪዎች መረጃን ከመተንተን ወደ መፍጠር እንዲሸጋገሩ ይገፋፋል።

የዩኒቨርስቲ ትምህርት ከሁለተኛ የትምህርት ደረጃ በኋላ የሚሰጥ ከፍተኛ የትምህርት ደረጃ ነው። በተወሰኑ የሙያ ዘርፎች ሰፊ እና ጥልቀት ያለው እውቀት እና ክህሎት በመስጠት ለሃገራዊ ልማት ወሳኝ ባለሙያዎችን ይፈጥራል።

ነፃነትና ኃላፊነት ተማሪዎች በራሳቸው ጊዜ ራስን ማስተዳደር፣ ኃላፊነት መወሰድና የራሳቸውን የመማር ጉዞ መምራትን ይማራሉ። ከአስተማሪዎች ጥብቅ ክትትል ውጭ በነጻነት እንዲያድጉ ያስችላል።

ረዳት ቴክኖሎጂ! የመማር ሂደቱን የሚያቀሉ ረዳት ቴክኖሎጂዎችን ይጠቀማል። ለምሳሌ የንባብ ሶፍትዌሮች ፣የመስማት መሳሪያዎች እና ለመፃፍ የሚያግዙ ልዩ ቁልፍ ሰሌዳዎች ይቀርባሉ።

የሒሳብ ትምህርት ስለ ቁጥሮች ቀላል ሂሳብ ስሌቶች መደመር መቀነስ እና መሰረታዊዎችን ያስተምራል ይህም ተማሪዎች የዕለት ተዕለት ይወት የሂሳብ ችግሮችን እንዲፈቱም ያስችላቸዋል

የህዝብ እምነት በህዝብ ዘንድ በሙያው ላይ መተማመን እንዲፈጠር ይሰራል። ባለሙያዎች ጥራት ያለው እና ስነምግባርን የጠበቀ አገልግሎት በመስጠት የማህበረሰቡን እምነት ያተርፋሉ።

መምህርና ተማሪ ልጆቻቸው ጋር እየጠበቀና የመተማመን ግንኙነት የሚሰሩበት ነው የመማር ፍላጎት እንዲያደርባቸው እና ለትምህርት ቤት ጥሩ አመለካከት እንዲኖራቸው ጥልቅ ድርሻ አለው

አደጋ አያያዝ በስራ ሂደት ውስጥ መከሰቱ የሚችሉ አደጋዎችን እና ስጋቶችን እንዴት መገምገም እና መቀነስ እንደሚቻል ያሰለጥናል። ይህም የስራ ቦታን ደህንነት ያረጋግጣል።

የእድሜ ልክ መማር ከትምህርት ቤት ውጭ የህይወት ዘመን በሙሉ የመማር ሂደትን ይደግፋል፤ ሰዎች ሙያቸውን ለማሻሻል ወይም አዳዲስ ፍላጎታቸውን ለማዳበር የሚያስችላቸው ሀብት ያቀርባል።

የወጣትነት እድገት ወጣቶች የማንነት እና የነፃነት ስሜት የሚገነቡበት የዕድሜ ክልል ነው። ትምህርት ቤቱ ሀላፊነት የሚሰማቸው ውሳኔዎች እንዲያደርጉ ራስን የመግዛት እና የማህበራዊ ትስስር ክህሎቶችን እንዲያዳብሩ ይደግፋል።

ምዘና ተማሪዎች መሠረታዊ ዕውቀቶቻቸውንና ክህሎታቸውን መገንባታቸውን ለማረጋገጥ ቀለል ያሉ ፈተናዎችና ምዘናዎች ይሰጣል፤ ይህም የትምህርት አሰጣጡንና ውጤታማነቱን ለመወሰን ይጠቅማል።

የዘርፍ ምርጫ ተማሪዎች እንደ ሳይንስ፣ ማህበራዊ ሳይን፣ ቋንቋ ያሉ የትምህርት ዘርፎችን መርጠው ልዩ ትኩረት የሚያደርጉበት ደረጃ ነው። ለወደፊት የዩኒቨርስቲ ምርጫቸው መሰረት ይጥላል።

ስርዓታዊ አደረጃጀት መረጃዎችን በዘዴ ለምሳሌ በዲዋይ ሲስተም በማደራጀትና በካታሎግ በመመዝገብ በቀላል እንዲደርስ ማድረግ ይቻላል፣ ይህም ተጠቃሚዎች የፈለጉትን መጽሐፍ በፍጥነት እንዲያገኙ ያስችላቸዋል።

የሁለተኛ ደረጃ ትምህርት ከመሰረታዊ ትምህርት ወደ ከፍተኛ ትምህርት ወይም ወደ ስራ ለመሸጋገር ድልድይ ነው ።የተማሪዎችን የአካዳሚክ ዕውቀት ጥልቀት ለማሳደግ ለዩንቨርስቲ መግቢያ ፈተና ያዘጋጃል።

የመገልገያ አቅርቦ በየአካባቢው ላሉ ትምህርት ቤቶች መሰረታዊ የትምህርት ቁሳቁሶችን መፅሀፍ ፣ኖት ቡኮች፣ ወንበሮች በእኩልነት ለማዳረስ ይጥራል ይህም የመማር ማስተማር ሂደቱን ያቀላል።